በሀገር ሬስቶራንት የሚል በአማርኛና በእንግሊዝኛ የተጻፈ ጽሁፍ ጥብስ ክትፎ ገንፎ ምስር እንዲሁም ድንች ወጥ እንጀራ ከብት የመሳሰሉ ምስሎች በዚህ በምስሉ ላይ ይታያሉ።

የአደዋ ድል መታሰቢያ ሙዚየም ይታያል። ይህ ቀይ ከለር ያለው እና በፊቱ ላይም ትንሽዬ አረንጓዴ ዛፍ በምትታየው ህንፃ ረጅም የሆነ እና ሰፊ ክብ ቅርፅ ያለው ነዉ። በጎኑም ረጅም አስፓልት እና የእግረኛ መመቀመጫ እንዲሁም የእግረኛ መራመጃ መንገድ አለው።

ነጭ ጨርቅ እና አበባ ይታያል መክፈቻዎቹ ሚያጨ ጨርቅ ታስሮ በምስሉ ላይ ይታያል የመኪና ሲሆን ከጀርባው ሌላ አይነት ከለር ያለው መኪና ሆኖ ይታያል።

ከእንጨት የተሰራ በር እንዲሁም ቀይ ከለር ያለው የቤት ግርግዳ ያለው ሲሆን በሩም በቡለን ቅርጽ ተቆርጦ የወጣ ሲሆን ነጭ ምልክትም አለው።

በጣም ትልቅ መጠን ያለው ያረጅ የሚመስል ኤሊ የሚታይውን ከላይ ያለው ሽፋንም የተለያዩ አይነት ቅርሶችን የያዘ ነው ሲሆን መሬት ላይ ተቀምጦ ወጣ ብለው ይታያሉ

ቀንበር በኢትዮጵያ ውስጥ በባህል የመንግስት ለማርያም የሚያገለግል ባህላዊ መሳሪያ የሚያሻው መሳሪያ ከእንጨት የሚሠራ ሲሆን በማሬቱን በመሰንጠቅ በማስ ያገለግላል በዚህ በምስሩ ላይ እንደሚታየው ላይ ያለው ሲሆን የተለያዩ አይነት የተሰሩ የቀንበር አካላት ይታያሉ።

በጣም የቆየ እና ከቆዳ የተሰራ የሚመስል ጫማ መመልከት እንችላለን። ይህ ጫማ ነጭ የሆነ ጠረጴዛ ላይ ተቀምጦ ይታያል። ይህ ጫማ ክፍት የሆነ እና ቅርስ የሚመስል ይዘትም ላይ ይገኛል።

ዘፈን ወንዶች ወይም ሴቶች ስለተለያዩ አካባቢዎች የሚሰማቸውን ነገር ትዝታንም እንደዚሁም የተለያዩ ነገሮችን የሚገልፁበት ባህላዊ መንገድ ነው በዚህ ባህላዊ መንገድ የተለያዩ አይነት ዘመናዊ ወይም ባህላዊ ልብሶችን በመልበስ ከተለያዩ ብሄሮች ባህል እምነት እና ታሪኮች አርቲስቶች ወይም የሙዚቃ ባለሙያዎች ይገልፃሉ።

በኢትዮጵያ ረጅም ዓመት የቆየ የለስላሳ መጠጥ ነው ቢጫ ቀለምያለው ብርቱኳን ጣእም አለው እዚህ በምስሉ ላይ እንደምናየው ደግሞ በሆነ ጠርሙስ የሚደረግ እና ክብረት የተሰራ ክዳን የሚደረግበት ታሽጎ የሚሸጥ የለስላሳ መጠጥ አይነት ነው።

ወልዲያ ዩኒቨርሲቲ መለርማ ወየንም ሎጎ ከግራ ከቀኝ ጽሑፍ የሚመስል ወረቀት ያለው ሲሆን በአማርኛ እንዲሁም በእንግሊዘኛ ወልድ ዩኒቨርሲቲ ሚል ተጽፎበታል ከዘበ የተጨማሪ የአክሱም እንዲወይም ደግሞ የላሊ በላ መስሎችን በላዩውለይ የያዘ ሲሆን 2011ሚል ጽሑሑፍ ተጽፎበት ላይ ላይ ይታያል።

በጣም ሰፊ የሆነ ሐይቅ ላይ ታንኳ ተብሎ የሚጠራውን የጀልብ ዓይነት የሚቀዝፉ ሰዎች ይታያሉ ሦስት ጀልባ የያዙ ሰዎች የሚታዩ ሲሆን ሰማያዊ ጉም ሆኖ ይታያል ቡሃውም ምንም ዓይነት መዕበል የሌለው እና የተረጋጋ መሆኑን ከምስሉ መረዳት ይምችላለን።

ቀይ ሹራብ የለበሰ የሙስሊም ሃይማኖ ተከታዮችን ቆብ ያረገ ጠይም ወጣት ሳይክል ላይ ተቀምጦ ይታያል። ይህ ወጣት የሱፍ ጨርቅ ያለው ሱሪ የለበሰ ሲሆን ከጀርባውም ጎጆ ቤት እና ቀጥ ያለ ሰፊ የሳርሜዳ ይታያል።

በፕላስቲክ የታሸገ የውሃ ማስታውቂያ ቾይዝ የሚል በማርኛ እንዲሁም በእንገሊዘኛ ፅሑፍ የተጻፈበት ማስተወቂያ በነር ይታያል የዚህ ማስታወቅያ ላይ ምርጠው የሚጠጡት የሚል በአማርኛ የተጻፈ ጽሑፍ ይታያል ከጀርባውም ፈዛዛ የሆነ አረንጓዴ አካባቢ ላይ መሆኑን ያሳያል፡፡

ችቦ ቀጠን ያለ እና ይህሚነድ ከእንጨት የሚሠራ ነው በዚህ በምስሉ ላይ እንደሚታየውም ችቦ የሚል በችቦ ቅርፅ የተሠራ የማርኛ ጾፍ ያለ ሲሆን የሚነድ ችቦ በምስሉ ላይ ተመላክቷል በምስሉ ላይም የሚነድ ችቦ ቀይ ሆኖ ሲነድ ይታያል፡፡

አንዲት እናት ወገባቸው ላይ ጨርቅ ጠምጥመው ጎንበስ ብለው ሲያጭዱ ይታያል። እኚህ እናት ፈገግ ያሉ ሲሆን በጭንቅላታቸውም ላይ ቀይ ከለር ጥምጣም አናታቸው ላይ አርገዋል ። ምስሉ ላይም ገብስ እያጨዱ ተመላክቷል

ወንድና አንድት ሴት እየተጎራረሱ ይታያሉ። ሴቷ ወንዱን እያጎረሰችው ሲሆን ወንዱም ጉርሻዋን እየተቀበለ ይገኛል። ማጉረስ ባህላችን መረዳዳት እሴታችን የሚል በአረንጓዴ የተጻፈ ጽሑፍ እንድሁም ቢጫ የሆነ ባክግራውንድ ወይም ደግሞ የጀርባ ምስል ከኋላ ይታያል። ይህ ምስል የባንክ ማስታወቂያ ይመስላል።

የሚያምር ገጽታ ያለው ሬስቶራንት አራት ሰራተኛ ሆነው ይታያል ከጀርባቸውም የተለያዩ መጠጦች እና ብርጭዎች የተደረደሩ ሲሆን፤ በጣም ደስ የሚል ዲዛይን ያለውና ጠረጴዛዎቹም በስነስርአት ከብርጭቆዎች እና ከሰሃኖች ጋር ተሰድረው ይታያል።

በቅጠል እና ኮሰረት በሚባለው ባህላዊ የሆነ ቅጠል የተጠቀለሉ የተለያዩ ቅቤዎች ይታያሉ ።እነዚህ ቅቤዎች በተለያየ አይነት መጠን ሲኖራቸው አንዳንዶቹ ክብ ቅርጽ ያላቸው ሲሆኑ ሌሎቹ ደግሞ የተቆረሰ አይነት ቅርፅ ያላቸው ናቸው ።

አረጓዴ የሆነ ሳር ነጭ ጨርቅ የለበሱ ወንበሮች እንዲሁም ነጭ የሆነ ድኳንና አበቦች ይታያሉ። ከፊትም የተለያዩ አይነት ሰፌዶችና የተለያዩ ከእንጨት የተሰሩ ዎንበሮች መሶብ ሌሎች የማስጌጫ እቃዎች በምስሉ ላይ ይታያሉ።

ነጭ ጥምጣም የጠመጠሙ ወጣቶች ፈገግ ብለው ይታያሉ። እነዚህ ወጣቶች ዲያቆን በመባል የሚባሉ ሲሆን እላያቸው ላይም ጥምጣም ጠምጥመው ይታያል። ሁለቱም ዲያቆኖች በደስታ እያወሩ ቀምስሉ እንመለከታለን።

"እግረ መንገድ" የሚል ፅሁፍ ያለዉ በደማቁ በወርቃማ ከለር የተፃፈ ፅሁፍ ይታያል። እንዲሁም በምስሉ ላይ ታዋቂዉ ደራሲ ስብሃት ምስሉ ይታያል። ስብሃትም ሰማያዊ የሆነ ኮት እና ነጭ ሸሚዝ አድርጎ ሙሉ ፀጉሩን እና ፂሙን አጎፍሮ ይታያል።

ክትፎ አይብ ጥብስ እንዲሁም ለሎች ባህላዊ የኢትዮጵያ ምግቦች በስነስርአት በጠረጰዛው ላይ ተደርድረው ይታያል። ከስሩም የተለያዩ የብሄር ብሄረሰቦች የሚያመላክቱ ጨርቆች ከስር ተቀምጦ ይታያል፤ እንዲሁም ባዶ ሆኖ የተቀመጡ ሳህንና ማንኪያዎች በምስሉ ላይ ይታያሉ።

ጥቁር ጫማ ነጭ ሶል ኖሮት ሁለቱም ጫማዎች አንድ ላይ በካርቶን ላይ ተቀምጠዋል ።ከስርም የያዘው ግለሰብ ይታያል። ከኋላ በኩልም ፈዘዝ ያሉ የተለያየ ከለር እና ዲዛይን ያላቸው ጫማዎች ከመደርደሪያው ላይ ተቀምጠው ይገኛሉ ።ጫማው ከሌዘር ቆዳ የተሰራ ነው።

ይህ ከለር ያለው በብርሌ የተቀመጠ ጠጅ ነው። ይህ ጠጅ እስከ አንገቱ ድረስ የተሞላ ሲሆን ከኋላው በኩልም ጥልፍልፍ ቅርጽ ያለው የመሶበ ወርቅ ይታያል። ጠጁ በብርሌ ውስጥ የተቀመጠ ነው።

በጣም ትልቅ የሆነ አዞ አፉን ከፍቶ ወደላይ ቀና ብሏል። ይህ አዞ የተለያዩ አይነት ከለሮች ያሉት ሲሆን በጣም ሹልና የተለያየ አይነት ቅርፅ ያላቸው ጥርሶች ይታያሉ። ከዚህ አዞ በጀርባ ፈዘዝ ብሎ ሌሎች አዞዎች መሬቱ ላይ ተቀምጠው ይታያል።

ኤቲቪ የሚል ኢንግሊዘኛ ፅሁፍ ያለው እንዲሁም ከስር የአማሪ ቴሌቬዥን የሚል በሰማያዊ የተፃፈ ፅሁፍ ይታያል። ይህ ፅሁፍ ሎጎ ሲሆን ይህ ሎጎ ወይም አርማ የአማራ ቴሌቬዥን አርማ ነው።

ባለ ሁለት ፎቅ ሁለቱም በረንዳ አላቸው። በረንዳዎች የተለያየ አይነት ዲዛይን አላቸው ።የበረንዳ ብርቶች አላቸው። ከውጭ በኩልም በሩ ነጭና ጥቁር ሲሆን ከውጭ በኩልም በእንጨት የተሰሩ የአትክልት ስፍራ ይዟል።

ሲነርላይን ስፓይራል ኖት ቡክ የሚል ፅሁፍ ያላቸው ሶስት ደብተሮች ይታያሉ። እነዚህ ደብተሮች ሰማያዊ የሆነ መሸፈኛ የተለያየ አይነት ዲዛይን ሲኖራቸው በቀኝ በኩል ጫፋቸው ላይ ሽቦዎች የያዟቸው ናቸው።